ቀመር ሂሳብ ሂሳብ እጅግ በጣም ከባድ የሆነ የተለያዩ ቀመሮችን ማስላት ማሰብ የሚጠይቅ የትምህርት አይነት ነው።

አርማ የሰላም አርማ፡- የሰላም አርማ እጅግ በጣም ደስ የሚልና ለሰዎች ሰላምን፥ ደስታን፥ መረጋጋትን ለብሔር ብሔረሰቦች የሚያሰፍን የዓርማ አይነት የሰላም አርማ በመባል ይታወቃል።

መጽሐፍ መጽሔትና ጋዜጦች ሰመመን ሰመመን፦ የአንድን ወጣት በዩኒቨርስቲ ያለ ሁኔታውን ፤የፍቅር ህይወቱን የሚገልጽልን የመጽሐፍ አይነት ሰመመን ይባላል።

የቤትና መኖሪያ ቤት ጎጆ ቤት፤ ጎጆ ቤት በጣም አነስተኛ በጣም ጠባብ የሆነ ለጥቂት ሰዎች መኖርያ የሚሆን በገጠሩ አካባቢ የሚገኝ ከሳር የተሰራ የቤት ዓይነት ጎጆ ቤት ይባላል።

ግብርና አሣ እርባታ አሳ እርባታ ከግብርና ተግባሮች መካከል አንዱ ሲሆን እጅግ በጣም አድካሚ የሆነ የሚያለፋ ከፍተኛ ጥንቃቄ የሚጠይቅ የአሳ ማስገር ተግባር ነው።

ምግብ ፦ በየአይነት፦ በየአይነት እጅግ በጣም ጣፋጭ የሆነ የተወደደ ከተለያዩ ብዛት ያላቸው አይነቶች የሚሰራ የምግብ አይነት ሲሆን በአብዛኛው በኢትዮጵያ ልጆች የሚበላ ምግብ ነው።

ግብርና ከብት እርባታ፦ ከብት እርባታ ከግብርና ተግባሮች አንዱ ሲሆን ከብቶችን በማደለብ የመሸጥ ፤ ከብቶችን በማርባት የወተት ተዋፅኦዎችን የመጠቀም ተግባር ነው።

ዜና ሰበር ዜና ሰበር ዜና እጅግ በጣም አስደንጋጭ የሆኑ አስገራሚ የሚያስደምሙ ዜናዎችን ለሰው ልጆች የመናቀርብበት የዜና አይነት ነው ::

ሃይማኖት ጥምቀት ጥምቀት በሰው ልጆች ደስታን ፍቅርን በተሳሰብን የሚያበስር ፀበል በመረጨት የሚከበር የክርስትና እምነት በአል ነው።

የሱፐር ማርኬት ምርቶች ጨው ጨው በጥዕሙ እጅግ ቆምጣጣ የሆነና በጣም ለሰው ልጆች አስፈላጊ የሆነ ነገር በእየሱፐር ማርኬቱ ምናገኘው ጨው በመባል ይታወቃል።

ማስጌጥ ማቅለም ማቅለም አንድን ቦታ ማሳመር ማስዋብ ከነበረበት የድሮ ሁኔታ ወደ ዘመናዊ ሁኔታ የማሸጋገር የማስዋብ ሂደት ማስጌጥ ይባላል።

የ ሱፐር ማርኬት መርቶች መኮረኒ እጅግ በጣም ተወዳጅ የሆነ ለሰው ልጆች በየዕለቱ ቁርስ ላይ ሊመገቡት የሚችሉ ሱፐር ማርኬት ምርት መኮረኒ ይባላል።